ይህ በምስሉ የምትመለከቱት ሌዊ የጥርስ ህክምና ማስታወቂያ ነው። ጥርሳቸውን በብሬስ ለማሳሰር የተለያዩ መንገዶችን ይጠቀማሉ። ለአዲስ አመት ሰላሳ ፐርሰንት ልዩ ቅናሽ አለን በማለት ማስታወቂያ እየሰሩ ይገኛሉ። የብሬስ ህክምና ስፔሻሊስት ሀኪሞች በነፃ ዋጋ እንሰጣለን የሚል ፅሁፍም ይታያል።

ይህ በምስሉ ላይ የምትመለከቱት እጅግ ውብ ተፈጥሯዊ አካባቢ ሲሆን የሚገኘውን በቤተክርስቲያን አካባቢ ሲሆን ይህ በደረጃው ላይ ወደ ላይ እየወጣ ይታያል የቦታ በጣም ምድራዊ አቀባመጡ ድንቅ የሆነ ቦታ የሚያስደንቅ ነው።

ይህ በምስሉ ላይ የምትመለከቱት በገጠራማ አካባቢዎች በእርሻ ጊዜ ድንች እና ሰብሎንነ እየሰበሰቡ ይገኛሉ። ይህ እዚህ ላይ ግን ድንች እየሰበሰቡ ይመስላል። ብዙ ሰዎች ተሰብስበው እቃ ታቅፈው ድንችእየሰበሰቡ ይታያሉ።

ይ በምስሉ ላይ የምትመለከቷት ሴት በ ኢትዮጵያ ቤ ናህላዊ መንግርድ የሚደረግ የ አንገት ንቅሳት ነኤ ይህ የአንገይ ንቅሳት yet3leyayu ዲዛይን ያላቸው ሲሆኑ በተለያዩ መንገድች የምነቀሱይ ንቅሳት ነው ይህም ጥለት ሌሎችን የቀለማት አይነቶችን ይጠቀማሉ

ይህ በኢትዮጵያ በገጠራማ አካባቢዎች የሚመረት የቲማቲም ምርት ነው። ቲማቲም ለጤና ተስማሚ እና የተለያዩ በሽታዎችን የሚከላከል ምግብ ነው። ይህ ፍራፍሬ በጣም ጠቃሚ እና ለቆዳ ጥራት ወይም ደግሞ ለተለያዩ በሽታዎች የሚያገለግል ነው።

ይህ በምስሉ ላይ የምትመለከቷቸው ፀጉራቸውን ወደኋላ አስረው እንዲሁም በተለያየ መንገድ የሀገራቸውን ባህል የሚያሳዩት ሞዴሎች ይመስላሉ። እነዚህ ደግሞ አረማመዳቸውም የሚያምር ስለሆነ ሀገራቸውን እስሰተዋወቁ እንደሆነ ይታወቃል።

ይህ በምስሉ ላይ የምትመለከቱት በኢትዮጵያ በገጠሩ አካባቢ የሚዘጋጅ የገብስ ጠላ ነው ይህ ጠላ በቤተ ክርስቲያናት ውስጥ በዓላትን ለማክበር እንዲሁም በቤት ውስጥ ከሰዎች ጋር ለመገናኘት በበዓላት ቀን የሚዘጋጅ ጠላ።

ይህ በምስሉ ላይ የምትመለከቱት የገቢ ለልማት የሚል ማስታወቂያ ነው። የገቢዎች ሚኒስቴር ማህተብ አለበት በውስጡ ከአንድ መቶ አርባ ሚሊዮን ብር በላይ ድጋፍ የተደረገበት ጉዞአችን ከቢሊየን ወደትሪዬን ጉዞ ለማድረግ ተቋማቶች መከሩ።

በምስሉ ላይ የምትመለከት የአማርኛ ፊደላትን በአንድ ላይ የያዘ ሲሆን ቢጫ ቀለማቶች የኮከብ ምልክት ያላቸው ሲሆን ቀይ እና ሰማያዊ ወይም ደግሞ በብዛት ሰሌዳውን የሸፈኑ የቀለማት አይነቶች አሉ።

ይህ በምስሉ ላይ የምትመለከታቸው የኢትዮጵያን የባህል ልብስ ለብሰው ተው አምረውና ፀጉራቸውን በባህላዊ መንገድ ተሰርቶ በአንድ ላይ በህብረተሰበው ፎቶ እየተነሱ መሆኑን የሚያሳይ የኢትዮጵያ የባህላዊ መንገድ መገለጫ የሆነ ርዓተ ያለው ፎቶ ነው።

ይህ በምስሉ ላይ የምትመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጠቀሙበት በገና ትምህርት ዉሰጥ በገና እያቀረቡ ይታያል።

እይህ በምስሉ ላይ የምትመለከቱት በኢትዮጵያ የሚገኝ ታላቁ ድምፃዊ ሲሆን ቀይቢጫ አረንጓድ ቀለም ያለው ልብስ ለብሷል ይህ የሚያምር ደግሞ ይህ ዘፋኝ በጣም ብዙ ዘፈኖችን የዘፈን የኢትዮጵያ ባለውለታ ድምፃዊ ባለውለታ ነው።

ይህ በምስሉ ላይ የምትመለከቱት ሰዎች ባህላዊ መንገድ ዘፈን እየዘፈኑ እና እንዲሁም የተለያዩ ነገሮችን እያከበሩ ይገኛሉ። ስድስት ወይም ደግሞ ሰባት የሚሆኑ ሴቶች አንድ ላይ ተሰብስበው በዓላትን እያከበሩ ይገኛሉ። በጣም ደስ በሚል እና

ይህ በምስሉ ላይ የምትመለከቱት ቤት ዘመናዊ ቤት ይመሰላል ምክንያቱም አበባ አለው። እንዲሁ የቤቶች ቋሚዎች በጣም የሚያምሩና ጽዶ በመሆኑ ዘመናዊ ቤት ነው። እንዲሁም የመብራት ቆጣሪም የሚታይበት ሁኔታ አለ በጣም ደስ የሚለው ነው።

ይህ በምስሉ ላይ የምትመለከቱት የአማረኛ ጽሑፍንን ያዘ እና የተለያዩ ምስሎችን ያዘ ነው። "አዲስ ስልሳን" የሚል አማረኛ ጽሑፍ ይዟል። "የአብሮነት ነጸብራቅ"፣ "የተለወጠው የሀገር ምልክት"፣ "የከፍታ መንገድ አገልጋይነት" የሚል ጎላ ጎላ ተደርገው የተጻፉ የአማረኛ ጽሑፎችን ያዘ ነው።

ይህ በምስሉ ላይ የምትመለከቱት የተለያዩ የፍራፈሪ ዓይነቶች ይገኛሉ። ቀይ ሽንኩውት፣ ቲማቲም፣ ብርቱካን፣ ማንጎ ፣ሙዝ እንዲሁም የየፍራፈሪ ዓይነቶች ይገኙበታል። ይህ ደግሞ ጠቃሚ ነው በጣም ደሴ ሚል

ይህ በምስሉ ላይ የምትመለከሱት የተለያዩ ዕቃዎችን ሰብስቦ አንድ ላይ በማድረግ እንዲሁም የመጠጥ ቤት ይመሰላል ዘመናዊ የመጠጥ ቤት ሲሆን ሰው የው ወይም አስተናጋጁ ከፊዝ ለፊት ይታያል ሰዎች ሲመጡ በተላያየ የመጠጥ አይነቶችን እንዲያነሱ የተዘጋጅ ነው፡፡

ይህ በምሱሉ ላይ የምትመለከቷቸው እንስሳቶች አውራሬ ይባላሉ። እነዚህ እንስሳቶች ቀንዳቸው እንደሚታየው አስፈሪ እና የታዋጊ እንስሳቶች ናቸው። እንዲሁም እነሱ ካአዳኛቸው እራታቸውን ለመጠበቅ በንቃት ወደ ዛና ወደዚሁ ነው እየተመለከቱ ይገኛሉ።

ይህ የምትመለከቱት ምስል የኢትዮጵያን ገጠራማውን ቦታ የሚያሳይ ሲሆን ይህ ደግሞ በበጋ ወራት መሆኑን ያሳያል። ምክንያቱም ምንም አይነት ሰብል ወይም ደግሞ ሌላ ዝርት የተዘረበት ቦታ የለም። ከወዳኛው የምናየው ኮሽና ቤት ሲሆን ከወዲህ ደግሞ የመኖሪያ ቤታቸው ቆርቋሮ ቤት ይታል።